አበበች ጎበና ሆስፒታል አበበች ጎበና ሆስፒታል በታዋቂ ፣በጎ አድራጊ አበበች ጎበና የተመሰረተ ሲሆን በእናቶች እና ህፃናት ጤና ላይ ትኩረት ያደረገ ለተቸገሩ ህፃናት ሴቶች የህክምና እና ማህበራዊ ድጋፍ ይሰጣል።

በ 2010 ዓ.ም ከብልጽግና ፓርቲ ከመምጣት በፊት መሰረት አካል ነበር በትግራይ የፖለቲካ ስርአት ላይ ያተኮረችውን በጣም አሪፍ ፓርቲ ነው

የመረጃ ደህንነት የመረጃ ደህንነት በዲጂታል እድገት ምክንያት የመንግስት ተቋማትና የፋይናንስ ድርጅቶች የመረጃ ደህንነት ለማስጠበቅ የላቀ ቴክኖሎጂ ስርዓቶችን እየገነቡ ያለ ትልቅ ካምፓኖች ውስጥ አንደኛው ይህ ካምፓኒ ነው

የእንጦጦ ፓርክ በከተማው በስተሜን በኩል ተራራ ላይ የሚገኙ ትልቅ የተፈጥሮ ማዕከል ነው የብስክሌት መንገድ ለፈረሰኛ መጋለቢያ እና ለተፈጥሮ መዝናኛ ምቹ ነው ከዋነው ከተማ ወጣ ብሎ ለመዝናናት ምቹ ቦታ ነው።

የናዝሬት ሆስፒታል አዳማ ሪፈረንስ ሆስፒታል በ ውቢቷና በጣም አሪፍ ከሆነችው የኦሮሚያ ክልል ዋና ከተማ በአዳማ ከተማ የሚገኝ የክልላዊ ሪፈራል ሆስፒታል ሲሆን ሰፊ አገልግሎት በመስጠት የሚታአወቅ ነው።

የፋይናንስ ተቋም የፋይናንስ በባንኮች በባንክ ደንበኞች በፋይዳ አማካይነት እንዲመዘገቡ ለማድረግ የሚያስችል የምዝገባ ዲኮች የከፍቱ ይችላሉ እነዚህም ሊስቶች አብዛኛውን ጊዜ በጣም ተወላጅ ከሚባሉ ሊስቶች ውስጥ አንደኞቹ ናቸው።

አከፋፈያ መስመር በኢትዮጵያ ውስጥ የልማት አከፋፈያ መስመር በስምጥ ሸለቆ ወሳኝ የሆነ ኃይል ማስተላለፊያ ጣቢያ በመሆኑ ሃገሮች የኢትዮጵያ ሃይል ማከፋፈያ መስመር ውስጥ በስምጥ ሸለቆ የሚጠቀሙት ነው።

የገርጂ ማከፋፈያ ጣቢያ ገርጂ ሰብስቲቲውሽን በአካባቢው ለሚገኙ ዩኒቨርሲቲዎች፣ ሆስፒታሎች፣ ትላልቅ የመኖሪያ ቤቶች የተረጋጋ ኃይል ስፋት ይሰጣል። ይህን በጣም አሪፍ ከሚባሉ የገርጂ ማክፋፈያ ጣቢያዎች ውስጥ አንደኛው ነው።

የጂኦግራፊ መረጃ ስርዓት ይህ ጂፒኤስ ብለን ምንጠራው የጂግራፊ መረጃ ስ ተተማ ዕቅድ ለመሬት አስተዳደር ለመሰረተ ልማት ግንባታ የቦታ መረጃ ቴክኖሎጂ በጣም አሪፍ ከምንላቸው ቴክኖሎጂዎች ውስጥ አንደኛ ትልቅ ቴክኖሎጂ ነው

ናይክ ኦፊሼል ስቶር የናይክ ኦፊሻል መደብር የቅርብ ጊዜዎቹ የአየር ቴክኖሎጂ ያላቸው ጫማዎች እና የኤሌክትሪክ ልብሶች ያስመጣል በሩጫ ቅርጫት ኳስና የአካል ብቃት እንቅስቃሴ መሳሪያ ላይ ትኩረት ያደርጋል

የአላባ ማከፋፈያ ጣቢያ የዓላባ የመብራት ማከፋፈያ ጣቢያ በደቡብ ኢትዮጵያ አካባቢ የገጠር አካባቢ የኤሌክትሪክ አቅርቦት ለማረጋጋት የሚሠራ በጣም ትልቅ ከሆኑም ማከፋፊዎች ውስጥ አንደኘው የአላባ የመብራት ማከፋፈያ ጣቢያ ነው።

የአውቶሜሽን ሮቦtክስ የአውቶሜሽንand ሮቦtክስ በኢንዱስትሪ ፓርኮች ውስጥ የማምረቻ ሂደት ለማቀላጠፍ የአውቶሞሽን መጠቀምእና መገልገል በጣም አሪፍ ከሚባሉ ነገሮች ውስጥ አንደኘው ይህ ኢንኩቤሽን ነው፡

የኢሚግሬሽን ዜግነት አገልግሎት ለኢትዮጵያ ዜጎች የስፖርት የዜግነት ማረጋገጫ የሚሰጥበት ሲሆን ፋይዳ ከተስፋፋ በኋላ ከእነዚህ መታወቂያ ጋር ያገናኛቸዋል። እነዚህ መታወቂያዎች አብዛኛውን ጊዜ ለፋይዳ አገልግሎት እና ለተለያዩ አገልግሎቶች የሚውሉ መታወቂያዎች ናቸው።

የባህር ዳር ዘመናዊ መዝናኛ ፓርክ የባህር ዳር ዘመናዊ መዝናኛ ባርክ በባህር ዳር ከተማ ውስጥ ለነዋሪዎች ለጎብኚች የተለያዩ መዝናኛ አማራጮች አረንጓዴ ስፍሮዎችን በማቅረብ የሚታወቅ ትልቅ ፓርክ ስለሆነ ብዙ ሰዎች የሄንን ባርክ እየሄዱ ሲጎበኙት እና ሲዙናኑበት እንመለከት እንችላለን።

የድሬደዋ ከተማ ዋና ገዳና የድሬደዋን የባቡር መስመር የንግድ መዕከል ያገናኛል ይህም የድሬደዋ የባቡር መስመር ማለት ከኢቲዮጅቡቲ ባቡር መስመር ጋር የተገናኘ ባቡር መስመር ነው እና ይህም መንገድ ታሪካዊ ከሚባሉ መንገዶች ውስጥ አንደኛው የድሬ ደዋ መንገድ ነው።

የቢሾፍቱ ደብረዘይት ሃይች ዳርቻ የቢሾፍቱ ደብረዘይት ሐይቆች ዳርቻ በብሾፍቱ ከተማ የሚገኝ የሃይቅ ዳርቻ ሲሆን ለሕዝብ ክፍት የሆነ ውብ እና መዝናኛ ስፍራ ናቸው ።እነዚህም መዝናኛ ትፍሮች አንደኘው ሱም አቦ መባል የሚታወቅ መዝናኛ ሲሆን ይህ መዝናኛ በጣም አሪፍ መዝናኛ ነው።